መኪና መኪና ከቦታ ቦታ ለመንቀሳቀስ የሚያገለግል ጊዜና ሰዓትን ቆጥቡ የምንፈለገው ቦታ ለመድረስ የሚያስፈልገን ተሽከርካሪ ወይም መጓጓዣ ነው።

መጋዝ መጋዝ ከልዩ ልዩ መሳሪያዎች መካከል የሚጠቀስ እና በጣም ጠቃሚ የሆነ የተለያዩ ነገሮችን እንጨቶችን ፣ብረቶችን ቆራርጦ ለመስራት የሚያገለግል ከልዩ ልዩ መሳሪያዎች የሚጠቅስ ነው።

ሊብስቲክ ሴቶችና የሚጠቀሙት ከንፈራቸው እንደመዋሙት የውበት መጠበቂያ ወይም መዋቢያ ሲሆን የልብስክሪክ ከምን ይዘጋጃል

የአገው ማህበረሰብ የአገው ማህበረሰብ በተለያዩ የባህል የሚታወቅ ነው። ከዚህ ውስጥ በፈረስ ጉግስ ወይም በፈረስ ግልቢያ ባህላቸው የሚታወቁ የማህበረሰብ ክፍል ናቸው ።

ኢትዮ ቴሌኮም ኢትዮ ቴሌኮም አንዱ መሠረታዊ የአገልግሎት ሲሆን ይህም ለሰው በጣም ብዙ አገልግሎት እየሰጠ ያለ እና በርካታ አገልግሎቶችን ከመስጠቱም በላይ በየቦታው ተደራሽ እያደረገ ያለ የኔትወርክ አገልግሎት እየሰጠ ያለ መሰረታዊ የአገልግሎት ነው። የዚህ አገልግሎት መስራች ማን ነው?

ባጃጅ ተሽከርካሪ ከተማ በአንድ ከተማ ውስጥ ለመጓጓ ር ብቻ ወይም ሶማሌ እንዲኖራት የተደረገው ለምንድነው

ቀረርቶ ከሙዚቃ አንዱ ሲሆን በተለያዩ ቦታዎች ላይ መግለጫ ሆኖ የሚያገለግል ዘርፍ ነው በምን ይህ ቀረርቶ በምንጊዜውም ሊደረግ ይችላል

ኮንዶሚኔም ኮንዶሚኔም የመኖሪያ ቤት ሲሆን ይህ የጋራ መኖሪያ ቤት ብለና የምንጠራው ተለያዩ ሕንፃዎች ይሰሩና በሳይት በነዚ ላይ በርካታ ሰዎች ሰፍለው የሚኖሩባቸው መኖሪያ ቤቶች ናቸው፡፡

ማንጎ ማንጎ በተለያየ መንገድ የምንጠቀመው በጣም ጣፋጭ የሆነ ፍሬውን ልንመገበው እንችላለን ወይም ደግሞ በጁስ መፍጫ ከተፈጨ በኋላ ጁሱን ልንጠቀም እንችላለን። በጣም አስፈላጊ እና ጣፋጭ የሆነ ፍራፍሬ ነው።

ቁጥጥር ሴቶች የሚሰሩት ጸጉራቸውን የሚጎነጎኑት የፀጉር አሰራር ሲሆን አሰራር እንደት ተደርጎ ይሰራል

ለበዓል የተለያዩ አዳራሾችን መስጌጥ አዳራሽን ማስጌጥ በዓል ለማክበር የምን በአል ሊሆን ይችላል? በዓሉን ለማክበር በተለያዩ የማስዋቢያ ግብዓቶች ማስዋብ አንዱ የማስጌጥ ስራ ነው።

ቆዳ ጫማ ቆዳ ጫማ በጣም ጠንካራ እና ከተለያዩ የእንሰሳት ቆዳዎችን እንደ ግብዓት በመጠቀም ከነሱ የሚሰራ የጫማ አይነት ነው።

ቴሌግራም ቴሌግራም አንዱ ማህበራዊ ሚዲያ አሲሆን በርካታ ነገሮች ግሩፕ ቻነል ክሬት በማድረግ ሐሳውን ሰው ሸር የሚያደርግበት እንዱምደሞህ ውይይት የሚያደርግበት የተለያጊዙዎች በጉሩፕ ውይይት የሚያደርጉበት ትምህርትን የምስጥበት ጭምር የሆነ ማህበራዊ ሚዲያ ነው ።የዚህ ማህበራዊ ሚዲያ ክሬት ያደረገው ማነው?

ስነስርዓቶችን ለምሳሌ ልክ እንደሌላት ማንጎ ለሰዎች ተወዳና ቸውን ለሰው ልጅ ለሰውነት ለምን ለምን አቅም ይችላል።

ጀልባ ጀልባ በውሃማ አካላት ላይ ለመጓጓዣነት የምታገለግል ከየብስ በባህር ወይም ደግሞ በሃይቅ አቋርጦ ወደ የብስ ለመድረስ እና የተለያዩ ቀለል ያሉ እጭነቶችንም ጭኖ በባህር ላይ ለመጓጓዝ የምታገለግል መጓጓዣ ነች።

ብርቱካን ብቱጋን ከፍራፍሬዎች አንዱ ሲሆን በጣም ጣፋጭ እና ጣምተወዳጅ ቫይታሚን ንግረ ነገር ያለሆን አለሳውን አጠጋሚ የሆነ ፍራፈሬ ነው፡፡

ቅበት እንደበት መጠበቅያ ነው። ይህውም ወዳ እንዳይደርግ ናጅ እንዳይሆን ንምደግሞ ጸጉር እንዳይነካከል የጉርበትንጠእንድሁም ደግሞ የጸጉር ለ ስላስ የለመጠበቅ ይህን ሉ በት ለመጠበቅ የሚያገለግ የሁበት መጠበቅያ ነው።

ሽመና ሽመና አንዱ ሥራ ወይም ደግሞ እደ ጥበብ ሥራ ሲሆን፤ ሽመና አልብሶችን በሀገር ጥበብ እና ባህል የሚሠራ ሥራ ወይም ባህል ጥበብ ነው።